የጠንካራ ቆሻሻ አወጋገድ የሚጠራቀመው ቆሻሻዎች ውስጥ መሰብሰብ መለየትና ወደ መጨረሻው ቦታ መሰብሰብ ወይም መጓዝን ያጠቃልላል የምግብ ብክለትን ምንጭ ለማስወገድ ወሳኝ ተግባር ነው።

መጠቀምነት መከላከያ ቫይረሱ ከፍተኛ ባላቸው ሰዎች አንዱ ቫይረሱ ያለበት የኤች አይ ቪ ለመከላከል በየቀኑ የሚወሰድ ክኒን ነው

የፒንታቫለን ትክትባት በአንድ ጊዜ ከአምስት ገዳይ በሽታዎች እንደ ጊታርያ ቲታነስ ደረቅ ሳል እና የህፃናት ህመም መከላከል የህጻናት ክትባት ነው። የህፃናት ክትባት መርሃ ግብር ዋና አካል ነው።

የፖሊዮ ክትባት ሽባነትን የሚያስከትለውን ሁሉ ለመከላከል በብሄራዊ ዘመቻ እና በዕለት ተዕለት አገልግሎት የሚሰጥ ክትባት ነው። ኢትዮጵያ ከፖሊዮ የጸዳች እንድትኾን ቁልፍ ሚና ይጫወታል።

አርቲሚንተር ሎሚ ፋንታሪ በኢትዮጵያ የመጀመሪያ ምርጫ የሆኑ የወባ በሽታ መድኃኒት ነው ወባ በሀገሪቱ ከፍተኛ የጤና ችግር በመሆኑ ይሁድ መዳኒት በሁሉም ክልሎች በነፃ ይሰጣሉ ወባል ለመቆጣጠር ቁልፍ ሚና አለዉ።

የአረንጓዴ ልማትና ጤና ጥበቃ የአካባቢ ጥበቃን ከህዝብ ጤና ጋር በማገናኘት የዛፍ ተከላን በመደገፍ የአየርንና የአፈርን ጥራትን ለማሻሻል የሚሰራ የከባቢ አየር ጥበቃ ስርዓት ነው።

ይህ ኮቪድ- 19 ሕክም እና ፕሮቶኮል በወረሹኞዎት በሀገር አቀፍ ደረጃ የተዘጋጀ ሲሆን ቫይረሱ በሰውነት ውስጥ የሚያስከትለውን ጉዳት ለመቆጣጠር እና ሆመማንን ለመርዳት አገልግሎት ሰጥቷል።

የጡት ወተት ብቻ የማጥባት ህጻናት ከመወለዳቸው ጀምሮ እስከ ስድስት ወር ድረስ በጡት ወይም ፈሳሽ ወተት በጡት ብቻ ማሳደግ ነው በሽታን የመከላከል አቅምንም ይጨምራል።

የመህበረሰብ መድን ወይም ኢንሹራንስ ገጠሩን ጭምሮ ማህበረሰቡን የጤና ገልግሎት አጠቃቀል በማሻሻ ያለመ የፋይናንስ ፖሊሲ ነው የጤና ወጭን በመቀነስ ተደራሽነትን የሚያረጋግጥ የጤና ፖሊሲ ወይም ግንሳቤ ተግባር አንዱ ነው

የፓንታ ባለት ክትባት በአንድ ጊዜ ከ5ምስት ዓይነት ገዳይ ሕፃናት እሽታዎች የሚከላከል ጥምር ክትባት ነው በኢትዮ. የሕፃናት ክትባት ምራ ግብር ዋናአካል ነው

የሄፕታተስ ሕክምና የሄፕታተስ ቢ እና ሲህ ቫይረስ የሕክምና ሲሆን ለጉበት ለካንሰር እና ለጉበት ድካም እንዳይጋለጡ ለመከላከል ወሳኝ የሆነ የአዋቂዎች እንክብካቤ ነው።

ፆታዊ የጤና መረጃ ክርቦት በሬድዎ በቴሌቪዥን እና በማሀበረዊ የሜዲያ መካኒነት ለህዝብ ሁሉ ስለ ጾታዊ ጤና አስፈላጊነት ስለ ኮንዶም አጠቃቅምና ስለ ምርመራ የሚያሳውቅ ዘመቻ ነው።

የአይን ሞራ ቀዶ ጥጋና አርያ በሩቅ አካቢዎች የሚገኙ አረጋዊያንን እና ሌሎች ታካማዎችን በመፈለግ በነፃ የአይን ሞራ ቀዶ ጥጋና በመስጠጥ የመብራት አገልግሎት የሚሰቱ በጓድራጊ ሐክሞችን ይወክላሉ።